ማሽኖች ማሽኖች ከምንላቸው ውስጥ አንደኛው የፀጉር ማሽን ነው። የፀጉር ማሽን የተለያዩ ፀጉሮችን ለማስተካከል ወይም ደግሞ የወንዶችን ፀጉር የምንቆርጥበት ማሽን ሲሆን ይህም ማሽን በኢትዮጵያ ውስጥ ካሉት ፀጉር ቤቶች የማይጠፋ ሲሆን አብዛኛው ጊዜ በመብራት የሚሰራ ማሽን ነው። መብራት ከሌለ የማይሰራ ማሽን ነው።

መሰረተ ሕልማት ከምላቸው ውስጥ ኢትዮጵያ ውስጥ ካሉ አንደኛው መንገድ ሲሆን መንገድ በኢትዮጵያ ካለ መሠረት ዕልማት አስፈላጊውእና ዋንኛውን ድርሻ የሚሄዝ የኢትዮፒያ መሠረት ዕልማት ሲሆን ይህ መሠረት ዕልማት አብዛኛውን ጊዜ በገዳር አካባቢ የሚሠራ መሰረተ ዕልማት ነው።

የሕግ አስከባሪ ሕግ አስከባሪ ከምላች ውስጥ ፖሊስ ሲሆን ፖሊስ በማህበረሰብ ውስጥ የሚኖር የሕግ አስከባሪ አካላት ውስጥ የሚካተት ሲሆን፤ ይህም ሕጎች በማይከበርበት ሁኔታ ሕግን በሚያስከበር የህግን ኃላፊነት ወይም የህግን የሚያስከብርልን የሕግ አካል ውስጥ የሚካተት ነው።